የኤክስካቫተር ወይንም መሬትን በማሽን የሚቆፍር ግዙፍ መሳሪያ የኮንስትራክሽን ስራ የሚውል ግዙፍ መሳሪያ።

ካሮት የምንለው የጨዋታ አይነት ነው አትክልት ስሩ መሬት ውስጥ የሚበቅል የአትክልት አይነት ነው

ወፍ ናት፣ የዱር እንስሳ ፤ቀይ ወፍ ወይም ደሞ የመስቀል ወፍ የምንላት በአመት የተወሰነ ጊዜ ብቻ የምትመጣ የመስቀል ወፍ ናት።

የኬጂ ተማሪዎች ኬጂ3 ሲጨርሱ የምረቃ በአል አላቸው። በዛ የምረቃ በአል ላይ ሁሉም የኬጂ ተማሪዎች ከአስተማሪወቻቸው ጋ የተነሱት ፎቶ ነው።

አስተናግድ በመባል የሚታወቅ እፅዋት ነው። ይህ እፅዋት ባህላዊ ህክምናን ቁስል ሲወጣብን ፣አናታችን ላይ የሚወጡ ፎረፎር እና ተዛማጅ ነገር በባህላዊ መንገድ ተዘጋጅቶ የሚቀባ ነው።

ከበሮ ነው ባህላዊ የሙዚቃ መጫወቻ መሳሪያ ነው በሁለት በኩል ሲመታ ድምፅ የሚያወጣ መሳሪያ ነው። የምት መሳሪያ ነው።

የቴኳንዶ የእስፖርት አይነት ነው። በዚህ የቴኳንዶ የስፖርት ዓይነት ያሸነፉ አሸናፊዎች የምስክር ወረቀት ሲሰጣቸው ነው።

ከተለያዩ ማዕድናትና ቁሳቁሶች የተሰራ ባለ ሁለት ቀለር የእጅ ብራስሌት ወ የእጃንባር

ይህ የላሊበላ ውቅር ብያተክርስቲያናት ውስጥ ከሆኑት የቤተ ጊርጊስ የእስነ ህንፃ ጥበብ ነው። ይህ ጥበብ ከብዙ 10 አመታት በፊት በሰው የተሠራ ነው።

አርቴፊሻን የጸጉር አይነት ነው ።ይህ አርቴፊሻን የጸጉር ዓይነት ሰዎች ሴቶች ገዝተው በጸጉራቸው ላይ ወይም በጸጉራቸው ምትክ የሚለብሱት

የሙዝ የግብርና ማሳ ነው ዝቅ ባለ መሬት ላይ እና ሞቃታማ በሆነ ቦታ ላይ እንዲሰፊ የሙዝ እርሻ ወደ ግብርና ይገባል።

የቆዳ በሺታን ወይንም ደግሞ ለምፅን ለማጥፋት የሚያገለግል ባህላዊ የሕክምና መድህኒት ነው። ከእፅዋዋት የሚቀመም ባህላዊ የሕክምና መዳሃኒት መቀመሚያ እጽዋት ናት።

ጠርዝ ላይ የተሰኜ መጽሐፍ ነው። ደራሲው ዶ/ር በድሉ አግጅራ ነው። ዶ/ር በድሉ አግጅራ ደራሲ እና መምህር ነው። ጠርዝ ላይ የተሰኘውንም መጽሐፍ የጻሐፍ እሱ ነው።

የሽምግልና ባህል ነው ፤ ይህ ባህል ሁለት የተጋጩ ሰዎችን የጎሳ መሪዎች ወይም የአካባቢው ሽማግሌዎች ሰዎሹን የሚያስታርቁበት መንገድ ነው።

የመሰረተ ልማት ውጤት ነው። የኢንዱስትሪ ፓርክ በመባል ይታወቃል። ይህ የኢንዱስትሪ ፓርክ ብዙ ኢንዱስትሪዎችን ባንድ ላይ አጣምሮ የሚይዝ ነው።

ይህ የንጽህና አገልግሎት መስጫ የስራ አይነት ነው። ይህ ስራ ቆሻሻዎችን ከቤት አውቶ ወደ ቆሻሻ መጣያ የሚወስድ የስራ አይነት ነው።

የጥምቀት በአል ነው ፤ የጥምቀት በአል በጎንደር። ጸበል መረጨት ሲጀመር የዉሃው ገንዳ ከተባረከ በህዋላ ምዕመናን ራቁታቸውን በመዝለል ወደ ገንዳው ይገባሉ።

ዶክተር አክሊሉ ለማ ናቸው ፤ ዶክተር አክሊሉ ለማ ኢትዮጵያ ካፈራቻቸዉ ሳይንቲስቶች አንዱ ነው ፤ ይህ ሳይንቲስት የብላሃርዚያን መድሃኒት በማግኘት ይታወቃል።

ጭላዳ ዝንጀሮ የሚባል የዱር እንስሳ ነው። ይህ የዱር እንስሳ የሚገኘው በሰሜን ተራሮች ወይም ደግሞ በራስ ደጀን ፓርክ ውስጥ ነው።

ድ ኤን ኤ ለማስተማር የሚጠቀምበት ቦንድ ነው። በባዮሎጂ ድ ኤን ኤን ለማስረዳት ሰዎች ይህን ምስል ይጠቀማሉ።

በላሊበላ ከተማ የሚገኘው ሁለተኛው ላሊበላ ተብሎ የሚታወቀው በቅርቡ የተፈለፈለ ውቅር አብያተ ክርስቲያን ነው።

መሰረታዊ የአገልግሎት አይነት ነው ።ድልድይ ነው። የብረት ድልድይ በሽቦ ተወጥሮ ያለ ነው። ጢስ አባይ ወይም ጢስ እሳት ወንዝ ለማቋረጥ የተዘረጋ ድልድይ ነው ።

ሩዝ ነው ፤ ሩዝ ለመዋቢያነት ሴቶች ከሚጠቀሙበት አንዱና ዋነኛው ነው። የሩዝን ውሀ ከፈላ በኃላ የሚቀረውን ውሀ ፊትን መታጠብ ነው።

የጤና ሀኪሞች አገልግሎት እየሰጡ ነው። አንዲትን እናት እየረዷት ነው። ልጅ የያዘች እናት የጤና ሀኪሞች እየረዷት ነው።

ብርጭቆ ነው። ይህ ብርጭቆ ውሃ ለመጠጣት ወይም ሌሎች መጠጦችን ለመጠጫ የሚሆን የቤት እቃ ዓይነት ነው። ይህ የቤት ዕቃ ብርጭቆ ይባላል።

ብሔራዊ የአረቂና የአልኮል ፋብሪካ አለ። ይሀ የብሔራዊ የአልኮልና የአረቂ ፋብሪካ ኡዞ እሚባለውን የአረቂ አይነት ያመርታል። እምናየው ደግሞ እሱን ኡዞ እሚባለውን የአረቂ ምርት ነው።

በሶስተኛ ዲግሪ የተመረቁ ሰዎች ናቸው። በዶክትሬት ዲግሪ ከባህር ዳር ዩኒቨርሲቲ የተመረቁ ናቸው ።

በጣና ውስጥ ከሚገኙ ገዳማትና አድባራት ውስጥ አንዱ የሆነው ደሴት ነው። ክቡራን ገብርኤል እሚባለው ደሴት ነው። ይህ የገብርሄል ቤተክርስቲያን የሚገኝበት ነው።

ስፌት ነው የቤት እቃ ዓይነት ነው ለተለያዩ ነገሮችን እንጠቀምበት ለእንጀራ መያዣ ለዳቦ እንዲሁም በተለያዩ ነገሮች ከስፌት የተሰሩ የቤት ዕቃዎች ናቸው።

የኢትዮጵያ አየር መንገድ የመጀመርያው ቢሮ ነው። ፒያሳ የሚገኘው የኢትዮጽያ አየር መንገድ የትኬት መቁረጫ ቢሮ ነው።

ፋሲል ከነማ በመባል ይታውቃል። የፋሲል ከነማ የእግር ኳስ ቡድን ነው። ይህ የእግር ኳስ ቡድን ጎንደር ከተማን ወክሎ በፕሪምየር ሊጉ ይሳተፋል።

ይህ ታሪካዊ ቦታ የአፍሪካ ህብረት ነው። ይህ የአፍሪካ ህብረት ቤሮ በአዲስ አበባ የሚገኝ ታሪካዊ የሆነ የሀገራችን አንዱ ቦታ ነው።

ሙዚቃ በልጆች አስተዳደግ ላይ ትልቅ ሚና በመጫወት የፈጠራ አስተሳሰባቸውን ያዳብራል እንዲሁም ስሜታቸውን በአግባቡ እንዲቆጣጠሩ ይረዳል።

ይህ የተጌጠ የራት ቦታ ነው። ባንዴ ለብዙ ሰዎች የሚሆን እና በደብ የተጌጠ እራት ለመብላት የሚያገለግል ቦታ ነው።

የጥምቀት በዓል ነዉ። በጥምቀት በዓል ዕለት ካህናት ታቦታቱን ተሸክመዉ ወደ አድባራት ወይም ወደ ደብራቸዉ ሲሄዱ ይታያል።

የሙስሊም የሃይማኖት አባቶች ሸሆች ኩለማዎች ታላቅ በአልን አሰጋጃቸው ከፊት ሆኖ እያሰገዳቸው በአልን ሲያከብሩ ይታያሉ።